ማህበረሰብ እና ቤተሰብ እጅግ የተቆራኙ ነገሮች ናቸው። ማህበረሰብ እና ቤተሰብን ለያይቶ ማየት የማይታሰብ ነገር ነው። ስለዚህ ማህበረሰብ እና ቤተሰብን አንድ ላይ አድርጎ ቆራኝቶ መመልከት እጅግ የተባረከ ና የተቀደሰ ሀሳብ ነው።

ታሪክና መልካም ምድር ታሪክና መልካም ምድር እጅግ የተያዙ ነገሮችእነዚህ ማየት ይመቻል ነው።

ቅዱስ ያሬድ ቅዱስ ያሬድ በኢትዮጵያ ከሚታወቁ ልዩ ታላቅ አባቶች መካከል የሚጠቀስ ሲሆን፤ ይህ አባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ ልዩ ቦታ የሚሰጥ ነው። በተለይ በዜማ ሌላ የላቀ ደረጃ የደረሰ ነው።

ጎመን ጎመን በሀገራችን ከሚገኙት አትክልቶች መካከል በቋሚነትና በቅድሚያ ሲሆን ይህ ጎመን ለምግብነት እና ለተለያዩ ነገሮች የሚያገለግል ሲሆን በአብዛኛው የአገራችን ክፍሎች የሚበቅልናል ለማዳ የሆነ አትክልት ነው።

የሞሪንጋ ቅጠል የሞሪንጋ ቅጠል በሀገራችን እጅግ ቀደምት ከሚባሉ ባህላዊ ሕክምናዎች ዉስጥ አንዱ ሲሆን ይህን ቅጠል መሰል ነገር ተጠቅመው የተለያዩ በሽታዎችን ለመፈወስ እና ከማከም ይረዳሉ::

የክርስትና ሃይማኖት የክርስትና ሃይማኖት ከተጀመሩ እጅግ ረጅም ጊዜ ካስቆጠሩ ሃይማኖቶች መካከል ዋነኛው ሲሆን ይህ ሃይማኖት ኢትዮጵያ ዉስጥ አስፈላጊ እና ወሳኝ ከሆኑ ነገሮችም ዋነኛው ነው:: ይህ ሃይማኖት ከእለት ወደ እለት ተከታዮቹን እያሰፋ እና ተቀባይነት ያለው ሃይማኖት ነው::

ፋሽን እጅግ ወሳኝ ተብሎ ከሚነገሩ ነገሮች መካከል ከሰው ልጅ መወለድ እና መፈጠር ጀምሮ አሁን ድረስ እያደገና እየተሻሻለ የመጣ አሁን ላይ የገቢ ምንጭ ሆኖ ለብዙ ሰዎች እያገለገለ እንደሚገኝ የማይካድ እውነታ ነው።

ኤሌክትሮኒክስ በመጀመሪያ ቆየት ያለ ቢሆንም አሁን አሁን ትልልቅ መሻሻሎችን ነው አሪፍ አሪፍ ነገሮችን ይዞ እየመጣ የሰው ልጅ ህይወት ካቀለሉ ነገሮች መሃል ውስጥ በቀዳሚነት የሚነሳ ሲሆን አሁን ላይ በጣም እየተሻሻለ ና ጥሩ እየሆነ መጥቷል።

ባህልና ጥበብ፤ ባህልና ጥበብ እጅግ አስገራሚ ከሚባሉ ነገሮች መካከል ወሳኝ ሲሆን ባህልና ጥበብ ለሰው ልጅ የማይተካ ካላቸው ነገሮች መካከል የሚደረግ ነገር አለሆነ እጅግ አስፈላጊና በጣም የሚገርምና ወሳኝ ነገር ነው።

ሶፊ ማልት ሶፊ ማልት በጣም ተወዳጅ ከሆኑ መጠጦች መካከል አንዱ ሲሆን ሶፊ ማልት አዘውትራው የሚጠቀሙት ሲሆን እጅግ አስፈላጊ እና እጅግ ወሳኝ የሆነ መጠጥ እንደሆነ ሁሉም ሰው የሚናገረው እንደሆነ

ታሪክና መልከአ ምድር እጅግ በጣም የተዋዶ ነገሮች ናቸው። ምክንያቱም ታሪክና መልከዓ ምድር የተጠመኑ ነገሮች ናቸው።

የአነጋገር ጥበብ የንግግር ጥበብ በተለይ በተለያዩ ቦታዎች የሚደረግ ሲሆን በንግግር ጥበብ ደግሞ የሚታወቅ ነው ብዙዎችን በማሳመን እና በንግግሩ ሰዎች የሚወዱት ፈላስፋ ነበር።

ዘላቂ ፋሽን የአካባቢን ጉዳት ለመቀነስና የሰራተኞችን መብት ለማስጠበቅ ትኩረት የሚሰጥ አዲስ አዝማሚያ ነው

መሠረታዊ አገልግሎት እጅግ ጠቃሚ ከሚባሉ ነገሮች መካከል አንዱ ሲሆን ይህን መሠረታዊ አገልግሎት ለማስቀጠል ከፍተኛ ጥረትና ሁሉም የሚስማማበት እና የሚያምንበት ጉዳይ ነው። እና ሁሉም መስራት አለበት።

አትክልትና ፍራፍሬ ማለት እጅግ አስፈላጊ የሆኑ ነገሮች ሲሆኑ ለሰው ልጅ በጣም ወሳኝና አስፈላጊ ነገሮች ናቸው። ስለዚህ አስፈላጊ ስለሆነ በጣም አስፈላጊ ናቸው። አስፈላጊነታቸውን ተረድተን ባስፈላጊ መንገድ መንከባከብ አለብን።

የስነዜጋና ስነምግባር ትምህርት በሀገራችን መሰጠት ከጀመሩ፥ ሰንበትበት ካሉ ትምህርቶች መካከል አንዱ ነው ይህም ትምህርት ህፃናት በስነ ምግባር ታንፀው እንዲያድጉ የሚያደርግ ሲሆን አሁን ላይ ተፈላጊ ከሚባሉ ትምህርቶች መካከል ዋነኛው ነው።

የአገራት አባቶች ታሪካቸው ለዘላለም ሲታወስ የሚኖር ሲሆን፣ ተግባራቸውም የሀገራቸውን ማንነትና እሴቶች ያንፀባርቃል

የአዲዳስ ጫማዎች ። የአዲዳስ ጫማዎች ከምንም በላይ አስፈላጊ እንደሆኑ እና እጅግ ወሳኝ እንደሆኑ ይታወቃል ።የዚህ የአዲዳስ ጫማዎችን መልበስ በጣም አስፈላጊ እና የተለመደ ነገር ነው ።የአዲዳስ ጫማዎች እጅግ ሴፍ ካላቸው ጫማዎችም የሚመደቡ እንደሆኑ የሚታወቅ ነው ።

ሃይማኖት የሰዎችን መንፈሳዊ እምነት፣ የአምልኮ ሥርዓትና የሞራል መመሪያዎችን የሚያካትት ውስብስብ ክስተት ነው።

ማህበረሰብ እና ቤተሰብ ለአንድ ሀገር ዋልታና ማገር ናቸው። ይህንንም ስንል እንደ አገር ካለ ማኅበረሰብና አካባቢ ምንም ማለት ነው። ማህበረሰብ እና ቤተሰብን ያልያዘ አገር ከምንም ይቆጠራል። ይህም በአብዛኛው ዘንድ ተቀባይነት ያለው ሀሳብ ነው።

አናናስ በጣም ተወዳጅ የፍራፍሬ አይነቶች መካከል ከሚጠቀስ ሲሆን ይህ ፍራፍሬ በተለይም ለጤና ብዙ ጥቅሞች ያሉት እንድሆነ ይነገረለታል ለጨጓራ ህመም ላለባቸው ሰዎች ፍቱን መድሃኒት እንደሆኑ ብዙ ሰዎች ይናገራል፡፡

ዘንባባ፤ ዘንባባ ለባህርዳር ውበት የሰጠ ሲሆን ይህ ዘንባባ ብዙ ጊዜ ከተማ ለማስዋ የምንጠቀመው የእዋት አይነት ነው።

ጠላ ጠላ፦ ብዙውን ጊዜ በብዙ ሰዎች የሚጠጣ መጠጥ ሲሆን ይህም ጠላ ጌሾ ከሚባል ዕጽዋትና ከብቅል የሚሰራ ነው። ጠላ ብዙ ጣፋጭና ደስ የሚል መጠጥ ነው።

አርማ እጅግ ጠቃሚ ከሆኑ ነገሮች መካከል የሚጠቀሰው አርማ በጣም ወሳኝ ለሆኑ ነገሮችና አስፈላጊ ነገሮችን ለመግለጫነት የምንጠቀምበት አርማ እጅግ አስፈላጊና ወሳኝ ነገር ነው። አርማ እጅግ አስገራሚና አስደማሚ ከሚባሉ ነገሮች ውስጥ አንዱ ነው።

የሸክላ ስራ ጥበብ፦ የሸክላ ስራ ጥበብ ከረጅም ዓመት በፊት የተጀመረና አሁንም እየተሻሻለ የመጣ ነገር ሲሆን ሰዎች እጅግ በተራቀቀ ሁኔታ እየሰሩት የሚገኙት ታዋቂና እጅግ ጥልቅ የሆነ ጥበብ ነው።

ጉዞ ቱሪዝምና ስደት:-ጉዞ ቱሪዝምና ስደት አንድ የሚያይዘዉ የተለየ እና ወሳኝ ነገር ስለሆነ ያስፈልገናል።

ቆርቆሮ ቤት ፦ ቆርቆሮ ቤት ብዙውን ጊዜ ከፀሐይ እና ከብርድ ለመዳን የሚጠቅሙ ቤቶች ሲሆኑ ይህም በአብዛኛው በኢትዮጵያ ስፍራ የተሰራ እና ያለው ቤት ነው ።

ኮካ ኮላ ፦ ኮካ ኮላ በሀገር አቀፍም ሆነ በአለም አቀፍ ደረጃ እጅግ ተቀባይነት እና ስም ያለው መጠጥ ሲሆን ይህ መጠጥ ለየት እያለ ቢሆንም ብዙ ወዳጆች እና ጠጪዎች ያሉት መጠጥ ነው ። አሁን ላይም እያደገ እና እንትን እያለ ይገኛል ።

ትምህርት ቤት ትምህርት ቤት እጅግ አስፈላጊ ከሚባሉ የመሰረተ ልማቶች የሚመደብ ሲሆን ይህም ህጻናትንና ሰዎችን ሰብስቦ ማስተማር እና ትምህርት ቤት ስለዚህ ትምርት ቤት መሰረታዊ አገልግሎት እንደሆነ ይታወቃል።

የዶሮ እርባታ የዶሮ እርባታ በሀገራችን ከሚታወቁ የግብርና አይነቶች መካከል የሚጠቀስ ሲሆን ይህ በብዙዎች ዘንድ ተቀባይነትን ያገኘ እና አሁንም ድረስ አገልግሎት እየሰጠ ያለው የግብርና አይነት ነው። ይህ ግብርና እየተስፋፋ ነው።

የመብራት መሰረተ ልማት:- የመብራት መሰረተ ልማት በአገራችን በአብዛኛዉ ቦታ እየተሟላ ያለ እና ለሰዉ ልጅ በጣም አሰሰፈላጊ ከሆኑት መካከል በዋነኛነት ይጠቀሳል። ይህ የመብራት መሰረተ ልማት ትኩረት ተሰጦት ሊሰራ የሚገባ እና በጣም አስፈላጊ የመሰረተ ልማት አይነት ነዉ።

ዴርቶጋዳ መጽሐፈ። የዴርቶጋዳ መፅሀፍ በኢትዮጵያ እጅግ ተቀዳሚ የተገኙና በጣም አሪፍ ተብለው ከሚታሰቡ መጽሐፍት አንዱ ነው ።ይሄም ይስማዕከ ወርቁ በተባለ ትልቅ ኢትዮጵያዊ ደራሲ የተደረሰ ነው ።የተደረሰው ልብወለድ መጽሐፍ በብዙዎች ኮፒ የተሸጠና እጅግ ተወዳጅነት ያተረፈ መጽሐፍ ነው።

ማህበረሰብ እና ቤተሰብ ማህበረሰብ እና ቤተሰብ ልክ እንደ ስሙ ቀለል ያለ ሲሆን ከሁሉም ነገር በፊት ቅድሚያ ሊሰጠው የሚገባ ነገር ነው። ማህበረሰብ እና ቤተሰብ እጅግ ወሳኝ ከሆኑ ነገር መካከል በቀዳሚነት የሚጠቀስ ነው በጣም አስፈላጊም ነው።

ደግመህ ሪከርድ አርግ እስኪ እያደረጉኝ ጭራሽ ምንም አይመጣም 160 ጭራሽ በቃ ምንም አይመጣም አያድግም ጭራሽ።

የማር ንግድ ፦ የማር ንግድ በሀገራችን ተወዳጅ ከሆኑ የንግድ አይነቶች መካከል የሚጠቀስ ሲሆን በተለይም ይህ በብዙዎች ዘንድ ተቀባይነት ያለው እና በንግዱ ብዙ ሰዎች የተስፋፉበት ነው ።

የጉብኝት ጉዞ የጉብኝት ጉዞ የተለያዩ ቦታዎችን ለማወቅ ጉጉት ባለው ሰው የሚደረግ የጉዞ ዓይነት ሲሆን ይህ ጉዞ ፓርኮችን እና የመሳሰሉ ቦታዎችን መመልከትን ያካትታል ይህ ጉዞ ከተጓዦችን በላይ ለሃገሪቱ እጅግ ብዙ ጥቅም ይሰጣል።

ስነ ህንጻ እና ግናባታ እጅግ አስፈላጊ ከሚባሉ እና በጣም ወሳኝ ከሆኑ ነገሮች መካከል አንዱ ነው። ካለ ስነ-ህንጻ እና ግንባት ነገሮችን ማሰብ ከባድ ነው። ስነ ህንጻ እና ግንባት ቆዬት ያለ ታሪክ ያለውን እና እየተሻለ እና እያደገ የመጣ ነገር ነው። ስነ ህንጻ እና ግንባታን ከሰው ልጅ ህይወት ለይቶ ማየት አይቻልም።

የአርጎባ ማህበረሰብ የአርጎባ ማህበረሰብ በሀገራችን ከሚገኙ እጅግ በታዋቂ ባህሎችና ታሪኮቹ አመጋገቡና አለባበሱ ይታወቃል።

ቄጠማ በሀገራችን ከምንጠቀምባቸው ልዩ የሆኑ የማስጌጫ አይነቶች ውስጥ የሚጠቀስ ሲሆን ይህ በተለይ በተለያዩ የሀገራችን ክፍሎች እየተጠቀምንበትና እየተገለገልንበት እንገኛለን ለበዓላትና ለተለያዩ ዝግጅቶች ቄጠማን እንጠቀማለን።

ሸማኔ ሸማኔ በሀገራችን ባህላዊ ስራዎች መካከል በቀዳሚነት የሚጠቀስ ሲሆን ይህ ስራ እጅግ ተከባሪ ስራ ነው። ይህም ጥጥን ተጠቅሞ የተለያዩ አልባሳትን የማምረት ሂደት ሲሆን ይህ ስራ ከጥንት ዘመን ጀምሮ አሁን ድረስ ያለ እና እየተከበረ ያለ ሙያ ነው።

አብን አብን የፖለቲካ ፓርቲ በአማራ ክልል የሚንቀሳቀስ የአማራ ብሔራዊ ንቅናቄ ሲሆን ይህ ንቅናቄ የአማራን ህዝብ ጥያቄ እያነሳ ከመንግስት የሚነሱ ጥያቄዎችን እጅግ እንትን እያደረገ ስለሆነ አሁን ላይ ተቀባይነት ያለው የፖለቲካ ፓርቲ ነው።

የመብራት መሠረቶች ልማት እጅግ አስፈላጊ ከሚባሉት አውታሮች መካከል በቀደምነት የሚጠቀስ ነው የመብራት መሰረተ ልማት አስፈላጊ ከመሆኑ በላይ የሰው ልጅ አንኳርና ዋናው ሃሳብ ነው ስለዚህ በደንብ መሰራት ይገባል።

ሞፈር በሀገራችን ከሚገኙ በቅድሚያ የሚጠቀስ ሲሆን ይህም በተለይ ለግብርና ዘርፍ እጅግ ትልቅ ሚና እየተጫወተ ያለ በጣም አስፈላጊ ልዩ ልዩ መሣሪያ ነው አሁን ላይም በሀገሪቱ የተለያዩ የገጠር አማርኛ ጥቅም ላይ እየዋለ ይገኛል።

ግብርና ግብርና ለሰው ልጅ ህልውና የማይተካ ጠቀሜታ ካላቸው ነገሮች መካከል ይህም ከሰው ልጅ መፈጠር አንስቶ እስካሁን ድረስ እያደገና እየተሻለ የመጣ አሁንም ድረስ ያለ ለሰው ልጅ ምግብ ምግብ ኢኮኖሚና የመሳሰሉ ነገሮች መሰረታዊ የሆነ ነገር ነው።